የተለያዩ አይነት መዝናኛ ቦታዎች አሉ። ከነዚህም መካክለ አንበሳ ግቢን መዉሰድ እንችላለን። የተለያዩ እንስሳ አይነቶች አንበሳ፣ ነብር የሚገኙበት የመዝናኛ ቦታ ነው።

ኢትዮጵያ ብዙ አይነት ታሪክ ያላት አገር ናት። ከእዚህም ታሪኮቿ መካከል የአድዋን ድልን ማንሳት እንችላለን። የአድዋ ድል ለነጭ ወራሪ አልደፈርም ብላ የመለሰችበት እና ለብዙ አገሮች የነፃነት ተምሳሌት የሆነችበት ነዉ።

የተለያዩ አይነት መሰረታዊ አገልግሎቶች አሉ። ከእነዚህም መካከል መራትን መውሰድ እንችላለን። መብራት በተለያዩ የሀገራችን ክፍሎች ላይ መስፋፋት ያልቻለ ነው። በተለይም ደግሞ በገጠራማው አካባቢ ላይ አሁንም መሰራት ያለበት ስራ እንዳለ የሚጠቁም ነው።

የተለያዩ አይነት ማህበራዊ ሚዲያዎች አሉ ከእነዚህ ይመካከል ዩቲዩብን መውሰድ እንችላለን። እነዚህ የማህበራዊ ሚዲያ ዐይነቶች የተለያዩ መረጃዎች የሚሰራጩበት እና የተለያዩ አይነት ዜናዎችን ሊሆን ይችላል የምናገኝበት የሚዲያ አማራጮች ናቸው።

የተለያዩ የፋሽን ስራዎች አሉ ፋሽን ስንል አሁን ካለንበት የተሻሻለ ነገር ነው እያደገ የመጣ ነገር ነው። ዘመናዊውን ከባህላዊ ነገር ጋር እየተደባለቅ እየተሰራ አዳዲስ የሸማ ልብሶች ይፈጠራሉ ።

ሥነ ሕንፃ እና ግንባታን ስንመለከት የላሊበላ ውቅር አብያተ ክርስቲያናንን መመልከት እንችላለን። የዚህ ሥነ ሕንፃ ግንባታ በጣም የሚያስደንቅና የሚገርም ነው። ከ አንድ ወጥ አለት ተፈልፍሎ 11 አብያተ ክርስቲያናት በወጥ ድንዳይ የተፈለፈሉበት ነው ማለት ነው።

የተለያዩ አይነት የኤሌክትሮኒክስ ውጤቶች አሉ ። ከእነዚህም መካከል ፍሪጅ ወይም ማቀዝቀዣ መውሰድ እንችላለን ። የተለያዩ አይነት ምግቦችን፣ ፍራፍሬዎችን ፣ አትክልቶችን የምናስቀምጥበት ነው ። እነዚህንም ደግሞ ምግቦች የምናስቀምጠው እንዳይበላሹ እና ረጅም ጊዜ እንዲቆዩልን ነው ።

የተለያዩ አይነት የውበት መጠበቂዎች አሉ ።ከነዚህም መካከል ሰንሲልክ ሻምፖ ና ኮንዲሽነር መውሰድ እንችላለን። እነዚህ ኮንዲሽነሮች ለፀጉር ንጽህና ለመጠበቅ የሚያስችሉ ናቸው።

የተለያዩ አይነት መሳሪያዎች አሉ ከነዚህ መሳሪያዎች መካከል አልትራ ሳውንድ መውሰድ እንችላለን። አልትራ ሳውንድ የህክምና መሳሪያ ሲሆን የተለያዩ ሰዎች የውስጥ ህመም በሚያጋጥማቸው ጊዜ በኮምፒውተር ለማሳየት ምንጠቀምበት መሣሪያ ነው።

የተለያዩ መጠጦች አሉ። ከነዚህም መጠጦች አንዱ አረቂን መዉሰድ እንችላለን።

የተለያዩ የቤት ዕቃዎች አሉ። ከእነዚህም መካከል እንደ ምግብ ጠረጴዛ መውሰድ እንችላለን። የምግብ ጠረጴዛ የእንጨት ሥራ ውጤት ሲሆን፤ የተለያዩ ቤተሰቦች አንድ ላይ ሰብሰብ ብለው ጓደኛሞች ሊሆኑ ይችላሉ ሰብሰብ ብለው ምግብን ወይም ደግሞ እህልን የሚቋደሱበት የእንጨት ሥራ ውጤት ነው።

የተለያዩ አይነት የምግብ አይነቶች አሉ። ኢትዮጵያ ዉስጥ ታዋቂ ከሆኑ ወይም ደግሞ ባህላዊ ከሆኑ ምግቦች መካከል ዶሮ ወጥን መጥቀስ እንችላለን። ኢትዮጵያ ዉስጥ በጣም ታዋቂ የሆነ ባህላዊ የሆነ የምግብ አይነት ነዉ ዶሮ ወጥ።

የተለያየ ግብይቶችን ስንፈጽም የተለያዩ አይነት ነገሮች መጠቀም ትችላለን ስልካችንን በመጠቀም የተለያዩ አይነት ግብይቶችን መፈፀም እንችላለን ቴሌብር አፕሊኬሽን በመጠቀም የተለያዩ ነገሮችን ስንገዛ በመጠቀም መክፈል እንችላለን

ግብርና የኢትዮጵያ የጀርባ አጥንት የሆነ ስራ ነው። አብዛኛው የኢትዮጵያ ሰባ አምስት ፐርሰንትና ከዚያ በላይ የሚሆነው ማህበረሰብ በግብርና ስራ የሚተዳደር ነው ኢትዮጵያ ውስጥ። ሰብሎችን በማሳደግ ሊሆን ይችላል፣ የተለያዩ እንስሳቶችን በማርባት ሊሆን ይችላል። የሚገለገል ነው ማለት ነው ህብረተሰቡ።

የተለያዩ አይነት ነገሮችን የተለያዩ ነገሮችን በመጠቀም ማስጌጥ እንችላለን እቤታችን ሊሆን ይችላል፤ የተለያዩ የልደት የሠርግ ፕሮግራሞችን ሊሆን ይችላል ፊኛዎችን፥ አበባዎችን በመጠቀም ማስጌጥ። እንችላለንየተለያዩ ፕሮግራሞችን..

የተለያዩ አይነት የስነ ህንጻ ግንባታዎች አሉ። ከነዚህም መካከል የላሊበላ ውቅር አብያተ ክርስቲያንን መውሰድ እንችላለን። ከአንድ ወጥ አለት የተፈለፈለ ነው። አስራ ሁለት አብያተ ክርስቲያናት አሉት። ይህ ደግሞ አስገራሚና አስደናቂ የሆነ ነው።

የተለያዩ አይነት ነገሮችን ማስጌጥ እንችላለን። ለምሳሌ ፊኛዎችን በመጠቀም ሊሆን ይችላል። ሰዉ ሰራሽ የሆኑ ነገሮችን በመጠቀም የተለያዩ ፕሮግራሞችን ሊሆን ይችላል። የሰርግ ስነስርዓቶችን ሊሆን ይችላል። የልደት የሽምግልና ፕሮግራሞችን ሊሆን ይችላል። እነዚህን ነገሮች በመጠቀም ማስዋብ እንችላለን።

ቴክኒክ እና ሙያ የተለያዩ አይነት ሙያዎችን የምንማርበት የትምህርት ዘርፍ ነዉ። ከእነዚህም መካከል የእንጨት ስራ ዉጤቶችን ሊሆን ይችላል። የልብስ ዲዛይኖችን ሊሆን ይችላል። የተለያዩ የሙያ አይነቶችን የምንማርበት የትምህርተ ዘርፍ ነዉ።

የተለያዩ አይነት መዝናኛ እና መናፈሻ ቦታዎች አሉ ከእነዚህ መካከል ኩሪፍቱ ወተር ፓርክን መውሰድ እንችላለን ። የተለያዩ አይነት የውሃ መዝናኛ ቦታዎች ናቸው የተለያዩ ሰዎች አእምሯቸውን የሚያድሱባቸው ቦታዎች ናቸው ።

የተለያዩ የትምህርት ተቋማቶች አሉ ከእነዚህ የትምህርት ተቋማቶች መካከል ቴክኒክና ሙያ መውሰድ እንችላለን የተለያዩ አይነት ሙያዎችን የእጅ ስራ ውጤቶችን ሊሆን ይችላል የእንጨት ስራ ውጤቶች ሊሆኑ ይችላል ብዙ አይነት ሙያዎችን ምንማርበት የትምህርት ዘርፍ ነው ።

የተለያዩ አይነት የውበት መጠበቂያዎች አሉ። ከነዚህም መካከል ባልዚንን መውሰድ እንችላለን። ባልዚን ሰውነታችንን የምንቀባው፤ ፊታችንን የምንቀባው የውበት መጠበቂያ ነው። ለሰውነታችን ልስላሴ የሚሰጠን ነው።

ኢትዮጵያ ብዙ አይነት ባህል ያላት አገር ናት። ከእነዚህም ባህሎቿ መካከል የአመጋገብ ባህሏን ብንወስድ የኢትዮጵያ ባህላዊ ምግብ ከምንላቸዉ መካከል ክትፎ መዉሰድ እንችላለን። ክትፎ ከቀይ ስጋ በቅቤ የሚሰራ ባህላዊ ምግብ ነዉ።

የተለያዩ አይነት የጋዜጣ አይነቶች አሉ። ከነዚህም መካከል ነጋሪት ጋዜጣን መውሰድ እንችላለን። የተለያዩ አይነት የስራ ማስታወቂያዎች ሊሆኑ ይችላሉ፤ የታዋቂ ሰዎች ታሪክ ሊሆኑ ይችላሉ እና እላዩ ላይ የተጻፉበት እና ለግለሰቦች የሚቀርብ ነው።

የተለያዩ ዓይነት ሰው የማህበራዊ ሚዲያዎች አሉ። ከእነዚህም መካከል ዩትዩብን መውሰድ እንችላለን። የተለያዩ አይነት መረጃዎችን የምናገኝበት የተለያዩ ዓይነት የመዝናኛ ሊሆኑ ይችላሉ፤ ዜናዎች ሊሆኑ ይችላሉ። የቀን ከቀን ውሎችን ልናገኝበት የምንችል ነው።

ብዙ አይነት መወከያ እና አርማዎች አሉ: ከነዚህ መካከል የኢትዮጵያን አርማ ወይም ደግሞ ሰንደቋን መመልከት እንችላለን። አረንጓዴ ቢጫ ቀይ ቀለማቶችን የያዘ አርማ ነው ያላት ይህም ደግሞ የእሷ መወከያ እና ማን እንደሆነች መታወቂያ ነው ::

ዜና የተለያዩ መረጃዎች የሚተላለፍቡት ነው ። በቴሌቭዥን ሊሆን ይችላል ፣ በማህበራዊ ሚዲያ ሊሆን ይችላል ። የተለያዩ ሁኔታዎች አሁን ላይ ያሉ ሁኔታዎች ፣ ወደፊት ላይ ሊሆኑ የሚችሉ እና በፊት ላይ ተፈጥረው የነበሩ ሁኔታዎች የሚዘገቡበት ነው ።

የተለያዩ ቦታዎችን ሊሆን ይችላል ፣ የተለያዩ አካባቢዎችን ፣ ልደት ፕሮግራሞችን ሊሆን ይችላል ፊኛዎችን ፣ አበባዎችን ሊሆን ይችላል የተለያዩ ነገሮችን ተጠቅመን ማስጌጥ እና ማስዋብ እንችላለን ። ድግሶችን፦ የልደት ፣ የሰርግ ሽምግልናዎችን ምናምን

የተለያዩ አይነት ታዋቂ መሪዎችና አባቶች አሉ። እነዚህን መካከል አፄ ዮሃንስም መውሰድ እንችላለን። አፄ ዮሐንስ በኢትዮጲያ ውስጥ በጣም ታዋቂ የሆኑ መሪ ናቸው። የኢትዮጵያን አንድ ለማድረግ ብዙ ዓይነት መስዋዕትነት የከፈለው አባትና ምርጥ ናቸው ።

የተለያዩ አይነት አትክልትና ፍራፍሬዎችን መውሰድ እንችላለን :: ከአትክልቶቹ ለምሳሌ ጎመን መውሰድ እንችላለን ጎመን በውስጡ ኃይልን የሚሰጡ ነገሮችን የያዘ ነው እና ብዙ ጠቃሚ የሆነ ነገሮችን የያዘ የአትክልት አይነት ነው ::

የተለያዩ ዓይነት መሰረተ ልማቶች አሉ። ከእነዚህም መካከል መንገድ መውሰድ እንችላለን ፤አሁን አካባቢው በከፍተኛ ደረጃ እየተስፋፋ እና እየተሰራ ያለ ነው። በብዙዎች አካባቢ በማደግ ላይ ያለ ነው ይህ የመሠረተ ልማት አይነት።

ክመሰረተ ልማቶች መካከል መንገድን መውሰድ እንችላለን። መንገድ በተለያዩ አካባቢዎች አሁን በመስፋፋት ላይ ያለ ነው። በተለያዩ አካባቢዎች አሁን በየቦታውም ሊሆን ይችላል በየደረጃው እየተሰራ ያለ የመሰረተ ልማት አይነት ነው።

የተለያዩ ዓይነት መሰረታዊ አገልግሎቶች አሉ። ከእነዚህም መካከል መንገድን መውሰድ እንችላለን። መንገድ አሁን በተለያዩ አካባቢዎች በመስፋፋት ላይ እና በመሠራት ላይ እያለ መሰረታዊ አገልግሎት ነው። በትንሹም ቢሆን ወደ ከፍታ እየደረሰ ያለ መሠረታዊ አገልግሎት ነው።

የተለያዩ አይነት የሙዚቃ መሳሪያዎች አሉ ከነዚህም መካከል ከበሮን መውሰድ እንችላለን ፤ ከበሮ ባህላዊ የሆነ የምት የሙዚቃ መሳሪያ ነው። የተለያዩ ሙዚቃዎችን ለማጀብ የምንጠቀምበት የሙዚቃ መሳሪያ ነው።

የተለያዩ አይነት የሙዚቃ መሳሪያዎች አሉ ከነዚህም የሙዚቃ መሳሪያዎች መካከል ከበሮን መውሰድ እንችላለን። ከበሮ ባህላዊ ምት የሆነ የሙዚቃ መሳሪያ ነው የተለያዩ ሙዚቃዎችን ለማጀብ የምንጠቀምበት የሙዚቃ መሳሪያ ነው።

የተለያዩ አይነት የሙዚቃ መሳሪያዎች አሉ። ከነዚህም መካከል ዋሽንትን መውሰድ እንችላለን። ዋሽንት ባህላዊ የሆነ የትንፋሽ የሙዚቃ መሳሪያ ነው። ሙዚቀኞችም ይህንን የሙዚቃ መሳሪያ ለማጀበያነት ይጠቀሙበታል።

የተለያዩ አይነት የዕፅዋት አይነት አሉ። ከነዚህም መካከል አበባ መውሰድ እንችላለን። አበባ የተለያዩ ቤቶችን ሊሆን ይችላል፤ አከባቢዎች፣ ሰፈሮችን ሊሆን ይችላል ፤የተለያዩ ትምህርት ቤቶችን ሊሆን ይችላል። ለማስዋብ እና ለማስጌጥ የምንጠቀምበት የእፅዋት አይነት ነዉ።

ከምግብ ቤቶች መካከል እዚህ ጌትባህ ሆቴልን መውሰድ እንችላለን ። ጌትባህ ሆቴል የተለያዩ አይነት ምግቦችን ፣ ትኩስ መጠጦችን ሊሆን ይችላል ቀዝቃዛ መጠጦችን የምናገኝበት ቤት ነው ። ልክ እንደ ፍላጎታችን እና እንደ ትእዛዛችን

የተለያዩ አይነት የምግብ አይነቶች አሉ። ከነዚህ መካከል ኢትዮጵያ ውስጥ ታዋቂ የሚባለው የምግብ አይነት ዶሮ ወጥ ነው። ዶሮ ወጥ ብዙ ሰው

የተለያዩ ዓይነት መወከያ የሆኑ ነገሮች ባንዴራዎች ይባላሉ። ለምሳሌ የኢትዮጵያ ብንወስድ ኢትዮጵያ አረንጓዴ ፣ቢጫ፣ ቀይ አርማን የያዘ ወይም ቀለሟቶችን የያዘ መለያ ኢትዮጵያን መሆኗ መታወቂያ አርማ ወይም ደግሞ ባንዴራ አላት።

ማስታወቂያ የተለያዩ ነገሮችን የምናገኝበት ሰሌዳ ነው የተለያዩ የስራ መረጃዎች ሊሆን ይችላል ሰውን ከሰው የሚያገናኝ ሌላዳ ነው ።ማንኛውም ሰው የሆነ ነገር ለማግኘት ሲፈልግ ማስታወቂያዎች አንብቦ ነገሮችን የሚያገኝበት የሆነ ነው ሰንጠረዥ ነው ማለት ነው።

የተለያዩ ዓይነት የቤት ዕቃዎች አሉ። ከእነዚህም መካከል የምግብ ጠረጴዛ መውሰድ እንችላለን ።የምግብ ጠረጴዛ የእንጨት ሥራ ውጤት ሲሆን ፤የተለያዩ አይነት ምግቦችን ደርድረን ሰብሰብ ብለን የምንበላበት ነው።

የተለያዩ አይነት የሙዚቃ መሳሪያዎች አሉ። እነዚህም መካከል ዋሽንትን መውሰድ እንችላለን። ዋሽንት ባህላዊ የትንፋሽ የሙዚቃ መሳሪያ ነው ።የተለያዩ ሙዚቃዎችን ለማጀብ የምንጠቀምበት የሙዚቃ መሳሪያ ነው።

የተለያዩ አይነት የመሠረተ ልማት አይነቶች አሉ። ከነዚህም መካከል መንገድን መውሰድ እንችላለን። መንገድ አሁን በተለያዩ አካባቢዎች ላይ በተለያዩ ቦታዎች ላይ በመሰራት ላይ እና በመስፋፋት ላይ ያለ የመሰረተ ልማት አይነት ነው።

የተለያዩ ዓይነት መዝናኛና መናፈሻ ቦታዎች አሉ ፤ ከነዚህም መካከል አንበሳ ጊቢን መውሰድ እንችላለን። የተለያዩ አይነት እንስሳቶች ይገኛሉ ፤ እነ አንበሳ፥ ነብር እና ሌሎችም እንስሳቶች ይገኛሉ። ላይን የሚስብ እና የሚያስደስት ቦታ ነው።

የተለያዩ አይነት መጠጦች አሉ። ከእነዚህም መካከል አረቄን መውሰድ እንችላለን። አረቄ በመጠኑ ከተጠጣ መድኃኒት ሊሆን የሚችል መጠጥ ነው። ነገር ግን ከመጠን በላይ ወይም ደግሞ በብዛት የሚጠጣ ከሆነ በሽታ ሊሆን የሚችል ወይም ደግሞ ጉዳት ሊያስከትል የሚችል መጠጥ ነው።

የተለያዩ አይነት የምግብ አይነቶች አሉ። ከነዚህም ምግብ አይነቶች መካከል የኢትዮጵያ ውስጥ ባህላዊ የሚባለው እና የሚታወቀው ዶሮ ወጥ ነው። ዶሮ ወጥ በኢትዮጵያ ውሰጥ ታዋቂ የሆነ እና ባህላዊ የአሰራር እና ይዘት ያለው ምግብ ነው።

ኢትዮጵያ ብዙ አይነት ታሪክ ያላት ሀገር ናት ከነዚህም ታሪኮችዋ መካከል የአድዋ ድል መውሰድ እንችላለን ፤ የአድዋ ድል እስካሁን ድረስ ለጥቁር ህዝቦች ድልና ታሪክ የሆነ ነው። ብዙ ሰዎች ይህንን ታሪክ የማይረሱት እና ትልቅ ነገር የደረስንበት ነው።

የተለያዩ አይነት የትምህርት ተቋማቶች አሉ። ከእነዚህም መካከል ቴክኒክና ሙያን መዉሰድ እንችላለን። የተለያዩ አይነት ሞያዎችን የምንማርበት የትምህርት ተቋም ነዉ። የእንጨት ስራ ትምህርቶችን ሊሆን ይችላል። የእጅ ስራ ዉጤቶችን ሊሆን ይችላል። የተለያየ አይነት ሙያዎችን የምንማርበት ነዉ።

የተለያዩ ዓይነት የእጽዋት አይነቶች አሉ ከእነዚህም የእዋት አይነቶች መካከል ኮባ ብንወስድ በጓሮችን ሊሆን ይችላል ከገበያም ምንገዛው ሊሆን ይችላል አረንጓዴ ቅጠል ነው ዳቦን ለመጋገርነት የምጠቀመው የእዋት አይነት ነው።

የተለያዩ አይነት የቤት ዕቃዎች አሉ። ከነዚህም መካከል የምግብ ጠረጴዛ መውሰድ እንችላለን። የምግብ ጠረጴዛ የእንጨት ሥራ ውጤት ነው። ቤተሰቦች ሰብሰብ ብለው ጓደኛሞች ሊሆኑ ይችላሉ፤ ሰብሰብ ብለው ማዕድን የሚቋደሱበት የእንጨት ሥራ ውጤት ነው።

የተለያዩ አይነት ግብይቶችን በምንፈጽምበት ጊዜ ስልካችንን ተጠቅመን ግብይት መፈፀም እንችላለን የቴሌብር አፕሊኬሽን በመጠቀም የተለያዩ ግብይቶችን ስንፈጽም ስልካችንን ተጠቅመን መክፈል እንችላለን።

የተለያዩ አይነት መሣሪያዎች አሉ። ከመሣሪያዎች መካከል የህክምና መሣሪያዎችን ብንወስድ የደም ግፊት መለኪያ መሣሪያ ብንወስድ በተለያዩ የጤና ተቋማት የሚገኝ ነው። መሣሪያ የተለያዩ ሰዎች ጤናቸውን ለመታየት ይሔዳሉ።

የተለያዩ አይነት ጋዜጣዎች አሉ ከነዚህም መካከል ነጋሪት ጋዜጣ መውሰድ እንችላለን። የተለያዩ አይነት የስራ ማስታወቂያዎች ሊሆኑ ይችላሉ። የተለያዩ አይነት የታዋቂ ሰዎች ታሪክ ሊሆን ይችላል የሚሰብኩበት የጋዜጣዎች አይነት ነው።

የተለያዩ አይነት የጋዜጣ አይነቶች አሉ ከነዚህም መካከል አዲስ ዘመን ጋዜጣ መውሰድ እንችላለን እነዚህ ጋዜጣ ውጪ የተለያዩ አይነት ጵሁፎች የተጻፉባቸው ናቸው የተለያዩ የስራ መረጃዎች ሊሆን ይችላሉ የታዋቂ ሰዎች የህይወት ታሪክ ሊሆን ይችላል የተለያየ ነገር የሚሰፍርባቸው ናቸው።

የተለያዩ አይነት የፀጉር አሰራር ወይም ደግሞ የፀጉር ስታይሎች አሉ። ከእነዚህም የፀጉር አሰራሮች መካከል አልባሶን ብንወስድ፤ አልባሶ በአብዛኛዉ በትግራይ አካባቢ ለበዓላት ለአከባበር የሚሰራ አሰራር ነዉ።

ፖለቲካ ለአንድ ሀገር እድገት መኖርና አለመኖር ትልቅ የሆነ ዋስትና ነው አሁን እንደምንመለከተው የሀገራችን ገዥ የሆነው የብልጽግና የፖለቲካ ፓርቲን መውሰድ እንችላለን። ለተለያዩ አገልግሎቶች እየሰራ የሚገኝ ፓርቲ ነው።

ኢትዮጵያ ብዙ የሆኑ ጥበቦች ያሏት ሃገር ናት። ከነዚህም ጥበብ መካከል የላሊበላ ዉቅር አብያተ ክርስትያንን መውሰድ እንችላለን። ከአንድ ወጥ አለት ተፈልፍሎ የተሰራ ነው ይህ አብያተ ክርስትያን እና አስራ ሁለት አብያተ ክርስትያኖች አሉት ይህ ደግሞ ጥበብ ከፍተኛ የሆነ እና አስደናቂ ነው።

የተለያዩ አይነት ተሽከርካሪዎች አሉ ። ከእነዚህም መካከል ሲኖ መውሰድ እንችላለን ። ሲኖ የተለያዩ ከባባድ የሆኑ እቃዎችን የሚሸከም የተሽከርካሪ አይነት ነው ።ለምሳሌ እንደ ስሚንቶ ዓይነት ፣ እንደ የተለያዩ አይነት ብረቶችን ሊሆን ይችላል ተጭኖ ከአንድ ቦታ ወደ አንድ ቦታ የሚጓዝ የተሽከርካሪ አይነት ነው ።

የተለያዩ አይነት የትምህርት ዘርፎች አሉ። ከእነዚህም መካከል ቴክኒክና ሙያን ሞሰብ እንችላለን። ቴክኒክና ሙያ የተለያዩ አይነት ሙያዎችን የምግብ ስራ ሊሆን ይችላል። የእንጨት ስራ ዉጤት ምርቶችን ሊሆን ይችላል። የተለያዩ አይነት ሙያዎችን የምንማርበት ነው።

የተለያዩ አይነት ግብይቶችን ስንፈጽም ስልካችንን በመጠቀም ክፍያዎችን መፈፀም እንችላለን። የቴሌብር አፕልኬሽን በመጠቀም የተለያዩ አይነት ግብይቶችን መፈጸም እና ማፋጠን እንችላለን።

ኢትዮጵያ ውስጥ የተለያየ አይነት ብዙ አይነት ጥበቦች አሉ ከነዚህም መካከል የላሊበላ ውቅር አብያተ ክርስትና መውሰድ እንችላለን ከአንድ አለት ወይም ደግሞ ከአንድ ቋጥኚ ድንጋይ ተፈልፍለው የተሰሩ 11 አብያተ ክርስቲያናት የያዘና አስደማሚ የሆነ ጥበብና ታሪክ ነው።

ኢትዮጵያ ብዙ ጥበብ ያላት ሀገር ናት ከነዚህም ጥበብ መካከል የላሊበላ ውቅር አብያተክርስቲያንን መውሰድ እንችላለን ከአንድ ወጥ አለት ነው የተፈለፈለው ይህም ደግሞ 11 አብያተክርስቲያናት አሉት በውስጡ ይህ ደግሞ አስደናቂ የሆነ ጥበብ ነው።

የተለያዩ ግብይቶችን በምንፈጽምበት ጊዜ ወይም ደግሞ የተለያዩ ነገሮችን በምንገዛበት ጊዜ የሞባይል ስልካችንን በመጠቀም ግብይትን መፈጸም ወይም ደግሞ ሂሳባችንን መክፈል እንችላለን። የቴሌ ብር አፕሊኬሽን በመጠቀም ግብይታችንን ማፋጠን እንችላለን ማለት ነው።

የተለያዩ አይነት ማህበራዊ ሚዲያዎች አሉ ከነዚህ መካከል ዩቱዩብን መውሰድ እንችላለን የተለያዩ ቪዲዮዎችን መዝናኛዎችን ሊሆን ይችላል ዜናዎችን ሊሆን ይችላል የተለያዩ ቪዲዮዎችን የምንመለከትበት የማህበራዊ ሚዲያ አይነት ነው።

የተለያዩ አይነት ግብይቶችን ስንጠቀም ስልካችንን በመጠቀም ግብይቶቻችንን ማሳለጥ እንችላለን። የቴሌ ብር አፕሊኬሽንን በመጠቀም ግብይታችንን መክፈል እንችላለን።

አርማ የአንድ ነገር መወከያና መለያ የሆነ ነገር ነው ለምሳሌነት ያክል የኢትዮጵያ ሰንደቅ ዓላማ አርማ መመልከት እንችላለን አረንጓዴ ቢጫ ቀይ ቀለማትን የያዘ ነው። ይህ አርማ ኢትዮጵያ መሆኗን መወከያ ነው።

ኢትዮጵያ ብዙ አይነት ጥበብ ያላት ሃገር ናት ከነዚህም መካከል የላሊበላ ዉቅር አብያተ ቤተክርስትያናትን መውሰድ እንችላለን። ላሊበላ ዉቅር አብያተ ቤተክርስትያናት ከአንድ ወጥ አለት የተፈለፈለ ነው። ይኽም ደግሞ አስራ አንድ አብያተ ክርስትያናቶችን የያዘ ነው።